የኬንያ ባንዲራ እንደሚታወቀው ጥቁር፣ ቀይና አረንጓዴ መለያ ባንዲራ አለው። እነዚህ ከለራት ክልሉን ወይም ደግሞ አገሩን እንዲወክል ተደርገው ነው የተሠሩ። ለምን እንደደዚህ ተደረጉ ይመስላችኋል?

ባጃጅ ከመጓጓዣ ውስጥ አንዷ ናት ይህች መጓጓዣ ትንሽ እና ብዙ ሰው ይንቀሳቀስባታል። ትናንሽ ቦታዎችን ለመንቀሳቀስ የምትረዳን የመጓጓዣ ዓይነት ናት ። ባጃጅ በምን ያህል ዋጋ ልናገኝ እንችላለን?

የኮሪደር መሰረት ልማት በአሁኑ ሰአት ብዙ ወጪ እያስወጣ ያለ እና በስፋት እየተሰራ ያለ መሰረተ ልማት ሲሆን ይህ ከተሞችን ከማስፋፋት አንፃር በጣም ጉልህ ሚና አለው። ይህን መሰረተ ልማት ለማሟላት ምን ምን ነገሮችን እየተጠቀሙ ነው?

የመርበብት መጽሃፍት በጣም እሚያምራል ልብ ወለድ መሰል ግን እውነተኛ ተደርጎ የተመጠነ መጽሐፍ ሲሆን፤ ይህ በ ዶክተር አልዋሲሁን ዋሴ የተጻፈ ለጸሃፊው ስንተኛ መጽሐፉ ነው?

ባዮሎጂ የትምህርት መስክ ይህ የትምህርት መስክ ህይወት ላይ ያተኮረ የትምህርት መስክ ሲሆን ስነጥበብ እና አጠቃላይ ስለ ብዝሀ ህይወት የሚያጠና የትምህርት ዘርፍ ነው። እናንተ የ

ተሽከርካሪ አይነት ቀላል ሆኖ የሚበልጡ ተሽከዎችን የምትሸካም የተሽከርካሪ አይነት ስቶሽከርካሪነት በትንሹ ምን ያህል ኪዶ ግራም መሸከም ትችላለች?

ተሽከርካሪ ወንበር ይህ ለቢሮ መቀመጥ የሚሆን የቢሮ ሲሆን ለመገደፊያ ወንበር ያለው ይህ የተደረገበት ወንበሩ ጋር ለምን ይመስላቸዋል

የኮንዶሚኒየም መኖሪያ ቤት ለጋራ መኖሪያ ቤት ሲሆኑ መኖሪያ ቤቶች በመንግስት ተቋማት ወይም በቀበሌ ጥቆማ የሚሰሩ የመኖሪያ ቤቶች ሲሆኑ የመኖሪያ ቤትን ከመቅረፍ አንፃር ጠቀሜታ አላቸው። እናንተ መታወቁትን የቤት መኖሪያ አልሚ ድርጅት ተናገሩ?

ሰበር ይህ የዜና አይነት አስደንጋጭ የሚቀሩበት የዜና አይነት ያልተጠበቁ ያልታሰቡ ክስተቶች ይቀሩበታል እናተ ከማይጠፋው የሰበር ክስተት ዜና መካከል አንዱን ጥቀሱ።

አይሱዙ በጣም ዘመናዊ የሆነ የጭነት መኪና መካከል የሚመደብ እንደ ይፋ እንግዲህ የሚያምርታቸዉ የተሳቢ እንዲሁም ደግሞ የሚያመርታቸው ተሽከርካሪዎችን ዘርዝሩ።

ክርስትና ሃይማኖት አብራሪያዊ ሃይማኖቱን አንደኛው ሲሆን ይህን ዓ.ም ጀምሮ እስካሁን ድረስ የቆጠረ ሃይማኖት ነው ሃይማኖት የሚያምንበት ትልቁ መጽሐፍ ምንድነው

የሁሉም ማህበረሰብ እንግዲህ በሀይማኖቱ ምንም ነገር መዋደድ ያለበት የማህበረሰብ ክፍል ይሆን በአማራ ክልል ውስጥ ይገኛል የዚህ ማበረሰብ ስንት አይነት ብሔሮች በውስጡ ይገኛሉ?

ኦሮማይ የተሰኘው የበዓሉ ግርማ ይህ በኢትዮጵያ እና በኤርትራ መካከል የነበረው አስከፊ ጦርነት የሚዘግብ ልቦለድ መሳይ መፅሀፍ ሲሆን ነገር ግን እውነተኛ ታሪክ ላይ ያደረገ ነው። ይህ መፅሐፍ ታትሞ ለገበያ የወጣው በስንት አመተምህረት ነበር?

የሰሜን ተራሮች ብሄራዊ ፓርክ በጣም ውብ ከሆኑ ተፈጥሯአማ ቦታዎች መካከል ይመደባል። እንደ ጭላዳ፣ ዋልታ አይቤክስ እንደ ቆቅ ያሉ የኢትዮጵያ ብርቅዬ እንስሳት ይገኛሉ። እነዚህ የተፈጥሮ እፅዋት የተፈጥሮ አደጋ ተጋረጠባቸው።

ፐፕሲ የመጠጥ አይነት በጣም ጥሩ የሆነ የመጠጥ አይነት ሲሆን ለጤና ብዙ የማይመከር የመጠጥ አይነት ነው ነገር ግን ጣፋጭነት ስላለው ብዙ ሰዎች ይጠጡታል ከሚያስከትለው የጤና ጉዳቶች መካከል የተወሰኑትን ጥቀስ?

የአየር ትንበያ የዜና አይነት ስለተለያዩ የአየር ሁኔታዎች የሚጠናበትነ የሚነገርበት ቀድሞ ትንበያ የሚደረግበት የዜና ዓይነት ሲሆን እናንተ ይህን ዜና ሰምታቸው ቀድማችሁ ቀድመ ጠንቃቄ አርጋችሁ ታቃላች ውይ?

ኤርፎርስ ዋን ይህ የጫማ አይነት በጣም የሚያምር ዘመናዊ የጫማ አይነት ሲሆን ወንዶች የሚጌገጡበት የጫማ አይነት ነው። እናም ደግሞ በዋጋቸው ከሌላ ጫማዎች አንፃር ወደድ ይላሉ። አሁን ላይ የሚገኘው ገበያ ላይ አሁናዊ ዋጋ ምን ያህል ነው?

የንብ ማነብ ሥራ ይህ በጣም አዋጪ የሆነ የሥራ ዘርፍ ሲሆን በዚህ የዘራ መስክ የተለያዩ እንደማሪ ያሉ ነገሮችን በዘመናዊ ቀፉ በመጠቀም ማምረት ንችላለን በዚህ የዘራ መስክ ውጤጣማለመሆን ምንምን ማድረግ ይገባናል።

ዘይቱና በጣም ተወዳጅ የሆነ የአትክልትና ፍሬፍሬ አይነት በበረሃ አካባቢ ይበቅላል የዚህ አትክልትና ፍራፍሬ አይነት ከሌሎች ፍራፍሬዎች አንፃር ለየት የሚያደርገው በምኑ ነው ተናገሩ?

ቡትስ ጫማ ይህ ከቁርጭምጭሚት ከፍ ተደርገ የሚሠራ የጫማ ዓይነት ሲሆን እንግዲህ ለክረምት አካባቢዎች እና ብርድ ባለባቸው አካባቢዎች ተመራጭ የሆነ ጫማ ነው ይህንን ጫማ የሚያዘወትሩ ምን ዓይነት ሰዎች ናቸው በብዛት?

ሀብል የጌጣ ጌጥ ዓይነት አንገት ላይ የሚደረግ የጌጣ ጌጥ አይነት ሲሆን በጣም የሚያምር ከወርቅ እና ከብሪ ይስሰራ የሚችል የጌጣ ጌጥ ዓይነት ነው እናም ይህ ጌጣ ጌጥ በምንድ ነው ሚሸጠው

የ ኪሊማንጃሮ ተራራ ይህ ካለማችን ትልቁ ተራራ ሲሆን በኬንያ ድንበር አካባቢ ይገኛል እናም ደግሞ ይህ እንግዲህ ብዙ ሕይወት የማይኖርበት በበረዶ የተሸፈነ ቦታ ነው ከጫማ ከፍታ በላይ ምን ያክል ከፍታ ያለው ይመስላቸዋል?

አልባሳትን መሸጥ እና መለወት በብዛት የሚሰሩ የንግድ እና ግብየተ አይነቶች ናቸው። እነዚህ እግዲህ እንደ ጨማ እና እንደ ዘመናዊ ልብሶችን በመሸጥ ትረፍ ማግኘት እኝችላለን ይህን ካፒታል ለመጀመር ምንያህል ካፒታል ያስፈልግው።

የባሌ ተራሮች ብሄራዊ ፓርክ በጣም ውቡ የሆኑ መናፈሻዎች ተፈጥሩ መልከአምድ ቤት መካከል የሚመደብ ሲሆን እነዚህ እንግዴ ወጣ ገባ የበዘባቸው ጥቅጥቅ ደነች አሉባቸው ፓርኮች ናቸው። በእነዚህ ፓርክ ከሚገኙ ብርቅዬ እንስሳት መካከል የተወሰኑትን ጥቀሱ?